ይህ በምስሉ ላይ የምታዩት የኤሌክትሮኒክስ እቃ መሸጫ ነው? አምስት ኮምፒውተር ይታያሉ?

ይህ በምስሉ ላይ የሚገኘው ሁለት ሺ ሬስቶራንት ሰዎች ተቀምጠው ምግብ እየተመገቡ ይገኛሉ ወይስ አይገኙም? በቀኝ በኩል ምንም ሰው ይገኛል ወይስ አይገኝም?

ይህ በምስሉ ላይ የምታዩት ከመሐል ጠረጴዛ ያለው በጎኑ አራት ቀይ ቀይ መቀመጫዎች ያሏቸው ወንበሮች የት ጋ ሊገኙ ይችላሉ?